በዚህ ስእል ላይ የሚታዩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት ናቸው ። ካህናቶቹ በቅዳሴ ሰዓት መልበስ የሚገባቸውን ልብስ ለብሰዋል ። ከካህናት በተጨማሪ ዲያቆናትም አሉ ። እንዲሁም ጥላ ይዘዋል በቅዳሴ ስነስርዓትም እያካሄዱ ይገኛሉ ።

እነዚህ ሰዎች በምስሉ ላይ የሚታዩት በአማራ ክልል በጎጃም አካባቢ የሚገኝ አለባበስን ይመስላል። ሰዎቹም ሲታዩ የሚመስሉት ለጭፈራ የተዘጋጁ ነው የሚመስሉት። አለባበሳቸውም እጅግ ማራኪ እና ሳቢ ነው።

በዚህ ላይ የሚታዩት ምስሎች እርጎ ይባላሉ እርጎዎች የተሰፉት ከተለያዩ አለላዎች ወይም ክሮች ነው ፤ እነዚህም እርጎዎች ለቆሎ ማቅረቢያነት እንዲሁም ለተለያየ ጥራጥሬ ማቅረቢያነት ያገለግላሉ ፤ ሲታዩም ስሜትን የሚገዛ ነገር አላቸው።

በዚህ ምስል ላይ የሚታየው የመጽሃፍት መደርደሪያ ነው። በርካታ የመጽሃፍ መደርደሪያ ሲያይ የተለየ ስሜት ይሰማቸዋል። እነዚህም መደርደሪያ ላይ ያሉ መጽሃፎች ብዙ ሰዎች ለማንበብ የሚጓጓላቸው ናቸው። ሲታዩም በጣም የሚያስደስቱ ናቸው።

ይህ ስፍራ ተራራማ ስፍራ ነው ተራራማ ስፍራ በዉሃ እንዳይሸረሸር የተለያየ ዛፎች ተተክለዋል:: ዛፎቹ በውሃ እንዳይሸረሸር ከመከልከል በተጨማሪ እጅግ በጣም ማራኪ እና ሳቢ ናቸው ለሰውም አይን ይማርካሉ እንዲሁም የተፈጥሮን ሚዛን እንዲጠበቅ ያደርጋሉ::

በምስል ላይ የሚታይ ሰው ዘፋኝ ነው ዘፈኑም እጅግ በጣም የተወደደ ነው ስሙ ኃይለየሱስ ይባላል በርካታ የኢትዮጵያ ዘፈን በሚሰበሰ ይረካል እኔም የዚህ ዘፈን ማዳመጥ ስሜትን ያድሳል በጣም ሳቢ ነው ዘፈኑ።

የሚታዩት እንሰሳቶች ቀይ ቀበሮ ናቸው። ቀይ ቀበር በሰሜን ኢትዮጵያ ተራራ ይገኛል። እንዲሁም እንዲሁም በባሌ ብሄራዊ ፓርክ ይገኛል። እነዚህ ቀይ ቀበሮዎች ለኢትዮጵያ እጅግ በጣም ብርቅዬ ናቸው። ውበታቸውም ሳቢና ማራኪ ነው። በአለም ደረጃም በቅርስነት የተመዘገቡ ናቸው።

ከዚህ ምስል ላይ የምታዩት ሶስት የቆሎ ተማሪውች በደሳሳ ጎጆወች ተቀምጠው ሲማሩ ያሳያል። በአብዛኛው በኢትዮጵያ ኦርቶዶክስ ቤተ-ክርስቲያን የሚገኙ የቆሎ ተማሪዎች የሚማሩት እየለመኑ ነው። አሁን ደግሞ ከቤታቸው ውስጥ በአንድ ጎጆ ሁነው ይማራሉ። ይህም ለቤተ-ክርስቲያን ትልቅ መንፈሳዊ እርካታን ይሰጣል።